በዚህ ምስል የምንመለከተው በዚህ አካባቢ ያሉ ሰዎች እርዳታ እየተቀበሉ መሆኑን የሚያሳይ ሲሆን፤ 50 ኪሎ ግራም የሚመዝኑ ኬሻዎች መሬት ላይ ተደርድረው ይታያሉ። የአሜሪካ ባንዲራ ይታያል።

ምስሉ ላይ የምንመለከተው በተለምዶ ፒንሳ በመባል የሚታወቀው የኤለክትሪክ ጥገና ለማድረግ እና የተለያዩ ስራዎችን ለመስራት የሚጠቅመን ልዩ ልዩ መሳሪያ ነው፡፡

ምስሉ ላይ የምንመለከተው ዘመናዊ የጤፍ ማውጫ ማሽን እናያለን። እና ደግሞ የኢትዮጵያ አርሶአደሮች የዘሩትን እህል እያዘጋጁ ይመስላል ይህ ማሽን የወቃውን እህል እያወጣው ይመስላል።

ምስሉ የሚያሳየው ውሃ ውስጥ በመርከብ የሚንሳፈፉ ጥላ የያዙ ቄሶችን ነው። ከፊት ለፊታቸው ሌላ ሰወችን የያዘ መረከብ ይታያል ።

ይህ ምስል የምንመለከዉ ጎልማሶች ተሰብስበዉ ቤተሰቦች ተሰብስበዉ እየተመገቡ ይመስላል። እሚመገቡትም በቅቤ ይመስላል። እና እንጨት የሚመስል የሾለ በዚያ ነዉ የሚመገቡት

ይህ ምስል ደሞ ባህላዊ አዳራሽ ይመስላል ፤ አዳራሹም የ እንጦጦ ባህላዊ አዳራሽ ይመስላል ፤ እዚህ ላይ ብዙ የኢትዮጵያ ባህል የሚገልጹ ነገሮችን እናያለን፤ ለምሳሌ፦ መቀመጫ ወንበሮቹ የአክሱም ሀዉልት ቅርጽ የያዙ ናቸው።

ምስሉ የሚያሳየው በአራት እግሩ የሚቆም የመፍጫ ማሽን ሲሆን ይሄውም የራሱ የሆነ ማብሪያና ማጥፊያ ሲኖረው በጣም ጠቃሚም ነው።

በምስሉ ላይ የምንመለከተዉ የመመረቂያ ኮፍያ ይመስላል፤ ይህን የመመረቂያ ኮፍያ ከዩንቨርሲትይ ፣ከተለያዩ ቦታዎች ተማሪዎች ሲመረቁ ለምርቃናቸዉ የሚያረጉት የአንድ አለባበስ ኮፍያ ነው።

ምስሉ በንግድ ሚኒስቴር ቢሮ ፊት ለፊት የተነሳ ፎቶ ይመስላል። ይህ ምስል የኢትዮጵያን ባህልን የሚያሳይ የአለባበስ ዘዴን ያካተተ ነው። የድሮ መኪናዎችን ፊትለፊት ማየት እንችላለን።

ይሄ ደግሞ ምናየው ከተለያዩ ሃገሮች ከውጭ ከባህር አልፈው ሚገኙ ሃገራቶች የሚመጡ እቃዎችን ይዞ ሚመጣ የመጓጓዣ መርከብ ይመስላል፡፡ በላዩ ላይም ብዙ እቃዎችን ይዞ እየተንቀሳቀሰ ይመስላል፡፡ ከታች ምናየውም ደግሞ ወደ መሬት አካል እየደረሰ ይመስላል፡፡

በምስሉ ላይ የምንመለከተዉ በአማራ ሚዲያ የተዘጋጀ "ዜና ሙዳይ" የሚባል የዜና አገልግሎት ይመስላል። ሰዓቱም ከማታዉ 12:24 ነዉ። እዚህ ጋር የምናየዉ ሰዉየ ከወለድ ነፃ የሆነ የዲቪ አገልግሎት ጋር የሚገናኝ መግለጫ እየሰጠ ይመስላል።

እዚህ ምስል ላይ አንድ ተሳቢ መኪና ከውጭ ሀገር የመጡ እህሎችን ወይም ጥራጥሬወችን ተቀብሎ ወደ ባቡር ላይ እየሰቀለ ይመስላል። እንደምንመለከተው ከጀርባ ያለው ባቡር ይመስላል። ከፊት ለፊት ደግሞ ያለው ተሳቢ መኪና ነው። እና ይሄ ያመጣው ባቡሩ ያመጣውን ጥራጥሬ መኪና ላይ እየጫኑ ይመስላል።

ምስሉ የሚያሳየው ከባህር ታድነው የወጡ እና የሞቱ አሳወች መሬት ላይ ተደርድረው ነው

ይህ ምስል የሚያሳየው የመጽሐፍ የመጀምሪያ ገጽ ወይም ሽፋን የሚያሳይ ሲሆን "ኑ:- ግድግዳ እናፍርስ" የሚል ጽሑፍ አለው እንዲሁም በሽፋኑ ላይ የፈረሰ ግድግዳ ይታያል።

ይህ ምስል የተነሳው ተተራ አካባቢ ነዉ :: በዚህ ምስል ላይም ብዙ ኢትዮፕያ እምትታወቅበት አንዱ ጭላዳ ዝንጀሮ ይታያል።

ይህ ምስሉ ላይ ያለው አለማወቅ የተሰኘ የመጽሐፍ ሽፋን ሲሆን፤ ከላይ " የምንኖረው ባለማወቅ ጥልቅ ውስጥ ነው " የሚል ጽሑፍ አለው ። ከዛ አለማወቅ የሚል በትልቁ የተጻፈ ጽሑፍ አለ። " አለ" የሚለው በነጭ ቀለም የተጻፈ ሲሆን " ማወቅ" የሚለው ደግሞ በቢጫ ቀለም ተጽፎ ይታያል ።

ይህ በምስሉ ላይ የምንመለከተው ብዙ የምግብ አይነቶችን የያዘ ሲሆን ለምሳሌ:- ስጋ፣ ጎመን፣ አዋዜ፣ ፍርፍር እና ሌሎችም ይገኙበታል። በኢትዮጵያ የተለመደ የምግብ አይነት ሲሆን በተለይ በበአል ጊዜ ሃሪፍና ተመራጭ ምግብ ነው።

እዚህ ላይ የምንመለከተው አንድ የቤት እንደ ጌጥነት የሚዉሉ ነገሮችን እና መቀመጫ ወንበሮች እናያለን ፤ እንደምንመለከተው ምንም ስእል የሌለው አንድ ነጭ ነገር ተንጠልጥሎ እናያለን ግድግዳዉ ላይ ከጎኑም ባስኬት እና ወንበሮች ይታያሉ።

ይህ ምስል የተነሳው በኢንዱስትሪ ፓርክ ውስጥ ይመስላል። ሴቶች የተለያዩ ፓንቶችንና ጨርቆችን እየሰፉ ይታያሉ።

እዚህ ላይ የምንመለከተው ትልቅ ህንፃ የኢትዮጵያ ኤሌክትሪክ አገልግሎት መስጫ ቢሮ ይመስላል ።ይህም ህንፃ በጣም ትልቅ ህንፃ ነው። ልዩ ቢሮዎችን በስሩ የያዘ ህንፃ ይመስላል ።

በምስሉ ላይ የምናያቸው ደሞ ጉማሬዎች ናቸዉ ፤ እነዚህም ጉማሬዎች ውሃ ዉስጥ ይገኛሉ ፤ በጣም ብዙ ጉማሬዎች በዛ ዉስጥ አሉ ማለት ይቻላል። ጉማሬዎች በኢትዮጵያ ከሚገኙ የዱር እንስሳዎች አንዱ ነው።

ይህ ምስል የንብ ኢንተርናሽናል ባንክ አርማ ሲሆን ከሁለት ቀለሞች የተሰራ ነው። ቀለሞቹም ቡኒ እና ቢጫ ቀለም ሲሆኑ ጽሁፉ የተጻፈው በቡኒ ቀለም ነው።

በምስሉ ላይ ሶስት አይነት ማባያ ወጥ ያለው ምግብ ይታያል። ማባያወቹ እንጀራ ላይ ተቀምጠዋል ። እነዚህም ማባያወች ጎመን፣ ሰላጣ እና ክክ ወጥ ናቸው ።

ምስሉ ላይ የምናያት አንዲት ሃበሻ ሴትዮ ናት። እስዋም በወሎ እና በኢትዮጵያ ብዙ ጊዜ የምትታወቅበት የባህል ልብስን ለብሳለች። በእጅዋ እና በጆሮዋ ጌጥ አድርጋለች። እስዋም ደረጃው ላይ ተቀምጣ ልብስዋም የሚያምር እስዋም የሚያምር ፎቶ ተነስተዋል።

እዚህ ምስል ላይ እንደምንመለከተዉ አንድ ጎልማሳ ወጣት ከሚፈስ ዉሃ እየጠታ ነው የምንመለከተው ፤ ዉሃዉ ንጹህ ይመስላል ፤ ሰዉየዉም እንደምናየዉ ንጹህ ከመሆኑ የተነሳ ዉሃዉን እየጠጣ ነው።

በምስሉ ላይ እንደምንመለከተው የቡና ቤት ወይም የምግብ ቤት ሲሆን ይኸውም መቀመጫ ወንበርና ጠረንጴዛን የያዘ ነው። በተጨማሪም ከበስተጀርባ ዛፎች ይታያሉ፣ አየሩም ደስ የሚል ይመስላል።

በምስሉ ላይ የምንመለከተው ዜጎች የተቃውሞ ሰልፍ ወይም ሰላማዊ ሰልፍ ወተው በቃን የሚሉ ይመስላሉ።

ይህ ደሞ የዉትድርና ሰልጣኞች ስልጠናቸዉን እየሰለጠኑ ይመስላል ፤ አሁን ግን ሁሉም ቁመዉ፣ ተደርድረዉ በሰልፍ ተደርድረዉ እናያቸዋለን ፤ ሁሉም የለበሱት ልብስ ተመሳሳይ ነው ሜዳ ላይም ቁመዉ እናያለን።

ይሄ ምናየው ልጆች የሙዚቃ እንቅስቃሴያቸውን ወይም ውዝዋዜያቸውን እያሳዩ ይመስላል። እነዚህም ልጆች አረንጓዴ መስክ ላይ ይታያሉ።

ይህ የምንመለከተው የኢትዮጵያ ጠቅላይ ሚኒስቴር አብይ አህመድ ከሌላ ሃገር ሚኒስቴር ጋር ወይም አመራር ጋር ውል እየተፈራረሙ ይመስላል። ይህም የሚፈራረሙትን ውል ሊቀያየሩ እጅ ተጨባብጠው ይመስላል። ከጀርባ ትልቅዬ እስክሪን አለ።

ይህ ደግሞ የጤና ባለሙያ ማህበረብ ወይም በገጠር ለሚኖር ማህበረሰቦች መግለጫ እየሰጠች ትመልስላች ፤ እያስረዳቻቸው ይመስላል።

ምስሉ ላይ ምንመለከተው 4 ሴቶች በመሬት ላይ አንጥፈው ከአካል እንቀስቃሴ እረፍት እያደረጉ ይመስላል። የአካል እንቅስቃሴ እሚያረጉበት ቦታም በጣም ዘመናዊ የአካል እንቅስቃሴ ማእከል ይመስላል።

እዚ ምስል ላይ የምንመለከተው ዛፍ ነው ፤ እዚ ዛፍ ላይ ቀይ አበባ የሚመስል በቅሎበታል ፤ አካባቢውም የሚያምር ለጉብኝት የሚያመች ቦታ ይመስላል።

ምስሉ ላይ የምንመለከተው የ ዜና ዝግጅት ይምስላል። ይሄንን የዜና ዝግጅት እየተሰራጨ የሚገኘው በማራ ሚዲያ እና ኮርፖሬሽን ነው። ዜናውም የሚያጠነጥነው ትምህርት ቤቶችን በማዘመን ጉዳይ ላይ ይመስላል።

ከዚህ ምስል ላይ የምንመለከተው ምግብ የተጠቀሰ እና የተዘጋጀ ምግብ ሲሆን ድንች፣ ካሮት፣ ሩዝ እና ጎመን ከነዚህ ምግቦች የተጠቀሰ ነው።

ምስሉ ላይ ያለዉ የኦርቶዶክስ ሃይማኖት ፤ በኦርቶዶክስ ሃይማኖት የተዘጋጀ ዝግጅት ይመስላል ፤ ምናያቸዉም ፊት ለፊት ተቀምጠው ያሉት ዘማሪዎች ይመስላሉ ፤ በእጃቸውም በገና ይዘዋል ይህም እየተካሄደ ያለዉ በአንድ የኦርቶዶክስ ሃይማኖት የበአል ዝግጅት ይመስላል ።

ለልብስ ማንጠልጠያ ፣ለጫማ ማስቀመጫ፣ ለሸሚዞች ለተለያዩ ነገሮች እምንጠቀምበት ቁም ሳጥን ይታያል በዚህ ምስል። መብራቱም የበራበት አንድ የምኝታ ቤት ወይም የሳሎን ቦታ ይመስላል መሬቱም ሴራሚክ ይመስላል እንደሚታየዉ ብዙ መሳቢያዎችም ያሉት ቁም ሳጥን ነዉ። ትልቅም ቁም ሳጥን ነዉ።

ይህ ምስል ደሞ በቤተ ክርስትያን እየተጋቡ ይመስላል። ሁለቱም ሻማ በጃቸው ይዘዋል። በላያቸውም ጋወን ሚመስል ነገር አድርገዋል ፣ ሴትዋም ነጠላ ተሸፍናለች ጸጉርዋን። ሁለቱም ሻማቸውን አብረው እያበሩት ይገኛሉ።

ምስሉ ላይ የምንመለከተው የመጽሃፍ የመጀመርያ ወይም ሽፋን ይመስላል ፤ የመጽሃፉም ርእስ አንፈርስም አንታደስም የሚል ነው። እዚህ ላይም የኮፍያ ማስቀመጫ፣ ኮፍያ ተንጠልጥለው፣ የሃይማኖት መሪዎች እና የዉትድርና መሪዎች ይታያሉ።

ምስሉ ላይ የምንመለከታት ጎጆ ቤት በመባል በኢትዮጵያ ባህል የምትታወቀዉ ፤ መኖሪያ ቤትነት የምታገለግል ከጭድ፣ ከድንጋይ እና ከጭቃ የምትሰራ መኖሪያ ቤት ነች።

አንዲት ኢትዮጲያዊ ሴት ወጣት ከልጅዋ ጋ ወይም ከአንድ ህጻን ልጅ ጋ ቁጭ ብላ የምግብ መመገቢያ መሶብ እየሰራች ትመስላለጭ እስዋም እየሰፋች ያለችው በእጅዋ ነው።

እዚህ ላይ የምንመለከተው አንዱ በኢትዮጵያ የሚከናወን የሀይማኖት ስርዓት ነው። ይህም የሀይማኖት ስርዓት የኦርቶዶክስ የሀይማኖት ስርዓት ይመስላል። ቄሶች ወይም ዲያቆኖች በእጃቸው ዘንባባ የሚመስል ነገር ይዘው አጎንብሰው ምስሉ ላይ እናያለን። ከጀርባቸውም ቄሶች የሚመስሉ ቆመው ይታያሉ ።

እዚህ ምስል ላይ የኢትዮጲያ ጠቅላይ ሚኒስቴር ዶክተር አብይ አህመድ ከእስልምና እምነት ተከታዮች ንግግር እያረጉ ይመስላል። ሁሉም እየሳቁ የመሳቅ ፊታቸው ላይ እናያለን።

እዚህ ላይ አንዲት ኢትዮጵያዊ ወጣት የዋሽንት የሙዚቃ መሳሪያ ይዞ የሙዚቃ ድምፅ አያሰማ ይመስላል ። ይህም ወጣት ተቀምጦ የሚገኝ ይመስላል ።

እዚጋ የምናየው የአማራ ብሄራዊ ክልላዊ መንግስት መስተዳድር ጽሕፈት ቤት መለያ አርማቸው ነው ፤ በአርማው ላይ የላሊበላ፣ የፋሲለደስ ህንጻዎች ይታያሉ ፤ እና እርግብ፣ ሚዛን የፍትህነትን የሚገልጽ ይታያሉ።

እዚህ ላይ ደሞ የጥምቀት በአል እየተከበረ ይመስላል ፤ አንድ ቄስ ወይም ዲያቆን የጥምቀት ዉሃ ለህዝቡ እየረጨ ይመስላል ፤ ከጎኑም ሌላ አንድ ቄስ ወይም ዲያቆን ቆሞ ይታያል ።

ምስሉ ላይ የምንመለከተው ዘመናዊ ጫማ መሸጫ ሱቅ ውስጥ የተነሳ ምስል የጫማ ምስል ይመስልላል። ይሄ ጫማ ከታች በነጭ ከላይ በጥቁር ለሽያጭ የተዘጋጀ ጫማ ይመስላል።

በምስሉ ላይ የምንመለከተው ኢትዮጵያ ከምትታወቅበት አንዱ የባህል ስርዓት ይመስላል ።ይህም የባህል ስርዓት ጥምቀት ይመስላል ምክንያቱም ሰዎቹ ውሀ እየተረጩ እናያለን ።እናም በለበሱት ልብስ እና በዃላቸው በምናየው የባህል ስርዓት እንደሆነ የኦርቶዶክስ ባህል ስርዓት እንደሆነ መናገር እንችላለን ።

አዚህ ደግሞ ሀባብ ሙዞች፥ ብርትኳኖች የያዘ መሻጫ ይመስላል ይኸም የመሻጫ ቦታ ከአንድ አትክልት መሸጫ ሱቅ ፊት ለፊት ነው። ብዙ የአትክልት አይነቶችን የያዘ የመሸጫ ቦታ ነው።

ይህ ምስል ደግሞ ሌላ የኦርቶዶክስ እምነትን ነው የሚያሳይ ይመስላል። ይህ ምስል ሴቶች እና ወንዶች ፊት ለፊት ቁመው በፊት ለፊት ቁመው መዝሙር እየዘመሩ ይመስላል። ይህ እየተከናወነበት ያለው። የኦርቶዶክስ ተዋህዶ ይመስላል። ከመቋሚያው ደግሞ የኢትዮጵያ ሳንድራ ይታያል።

በምስሉ ላይ የምንመለከተው የላሊበላ ውቅር አብያተ ክርስቲያናት ይመስላል ፤ ይህ ምስል የተነሳውም በቀን ሰዓት አካባቢ ሲሆን እና ላሊበላ ውቅር አብያተ ክርስቲያን ለኢትዮጵያ በቱሪዝም ጉልህ ድርሻ ካላቸው አንዱ ነው።

በዚህ ምስል ላይ የምንመለከተው አንድ መጓጓዣ መኪና ነው። ይሄም መጓጓዣ መኪና ዘመናዊ ይመስላል። ከመኪናውም አቀማመጥና ምስሉ ላይ እንደምናያት በኤሌክትሪክ የምትሰራ የህዝብ መጓጓዣ ትመስላለች። መኪናዋም በእይታ የቀረበች ትመስላለች።

ይህ የምንመለክተው በእንግሊዘኛ ቃል የተጻፈ የሰውነት አካሎችን የያዘ ወይም ሰው ቁሞ አካል ክፍል እያመለከቱ የሚያሳይ ምስል ነው።

እዚጋ የምናየው አራት ውሾችን እናያለን አንዲት እናት ውሻና ሦስት ቡችላ ውሾች አሉ ፤ ውሻ የቤት እንስሳ ነው በኢትዮጵያ በብዛት ከሚገኘው የቤት እንስሳዎች መካከል አንዱ ነው።

በምስሉ ላይ የምንመለከተው ትንሽ የመሬት አካል ውሀ አካል ተከባ ነው። በዚች የመሬት አካል ላይም ሰዎች ሚኖሩበት ይመስላል። ከምስሉ እንደምንረዳው ይችን የመሬት አካል ክቦ የያዘ የውሃ አካል ደግሞ በሌላ ትልቅ ተራራ የተከበረ ይመስላል።

በምስሉ የምንመለከተው በውሃ ውስጥ ሐዋሳ የሚል ጽሑፍ ያለበት የእቃ ማጓጓዣ መርከብ ነው የምንመለከተው።

ተራራ አካባቢ ላይ የተነሳ ቀይ ቀበሮ ይመስላል። ቀይ ቀበሮ እንደምናውቀው አንዱ የዱር እንሰሳ ነው። በኢትዮጵያ በስቅዬ ከሚባሉ የዱር እንሰሳዎች መካከል አንዱ ነው። እና አንድ ቀይ ቀበሮ ብቻ እናያለን ምስሉ ላይ።

መውጫዋና መስኮት በመስታዋት የተሰራላት ጎጆቤት ፊት ለፊት ትታያለች። ይችም ጎጆቤት የአንድ እሪዞርት የእግዳ ማረፊያ ትመስላለች። በጣም ደስ የሚል አካባቢ ይመስላል። አንድ ሰውዬም በፎቶ ላይ ይታያል።

እዚህ ምስል ላይ ደሞ የህብረት ኢንሹራንስ ኩባንያ አርማቸውን እናያለን። እና ይህ አርማቸው ላይ 20 አመት የሚሆን አገልግሎት መስጠታቸውን የሚያሳይ ስልክ ቁጥራቸውን እና እነሱን የምናገኝባቸውን መንገዶች እናገኛለን።

የቤት እንስሳት ምግብና መጠለያ ያስፈልጋቸዋል። የዱር እንስሳት ደግሞ ራሳቸውን ችለው ምግብ ያገኛሉ እንዲሁም ከአደጋ ይጠበቃሉ።

በዚህ ምስል ላይ ደግሞ ጎልማሳ ወጣቶች የሽመና ስራ እየሰሩ ይመስላል። ይህም እየሰሩ የሚገኙበት ቦታ ተደራጅተው እየሰሩ ይመስላል።

ከዚህ ምስል ላይ የምንመለከተው የተፈጥሮ አካባቢ በሃይቅ ወይም ምስል ይመስላል። ይህ ምስል እንግዲህ የተለነሳው ጸሀይ ልትጠልቅ ባለችበት ሰዓት ነው የተነሳው።

ይሄ ምስል ሲሚንቶ ይመስላል። ይህም የተረሳው መጋዘን ይመስላል። በብዛትም የሲሚንቶ ማዳበሪያዎች ይታያሉ በዚህ እንትን ላይ ማለት ነው።

በምስሉ ላይ የምንመለከተው በሱፐር ማርኬቶች በብዛት የሚሸጠው የሱፐር ማርኬት ምርቶች መካከል አንዱ የሆነው ኒዶ የተባለው የተፈጨ በተፈጨ መልክ የሚቀርብ የሕጻናት እና ለትልልቆች የሚሆን ምድብ ነው።

እዚህ ጋ ደግሞ ሶስት ልጆች በመምህራቸው እየተቀጡ ይመስላል። መምህሩ በእጁ ዱላ የሚመስል ነገር ይዟል አንደኛው ልጅ እጁን ዘርግቶ ለቅጣት የተዘጋጀ ይመስላል። መምህር ልጁን ሊመታው ዝግጁነት ያሳያል ሁለቱ ልጆች እያለቀሱ ይገኛሉ ተመተው ይመስላል።

በዚህ ምስል ላይ የምናየው የዲጂታል መታወቂያ የፋይዳ የዲጂታል መታወቂያ ማስታወቂያ ይመስላል። እና ማስታወቂያ አውጡ የሚል ነው። እዚህ ላይ እንደምናየው የዲጂታል መታወቂያ አንድ ሰው በእጁ ይዞ ፎቶ ተነስቶ ነው ።

ምስሉ ላይ እንደምናየው አራት ወጣት ልጆች የገና መጫወቻ ዱላቸውን ይዘው ጨዋታውን ለመጀመር የሚያደርጉትን እንቅስቃሴ የሚያሳይ ነው ።ከጀርባቸው ከብቶችን፣ ላሞችን እናያለን።

በምስል ላይ የምንመለከታቸው ስድስት ወጣቶች በመድረክ ላይ ቁመው በእንቅስቃሴ ውዝዋዜ አይነት እያሳዩ ይመስላል። እነዚህም ወጣቶች ሙሉ በሙሉ ሰማያዊ ከለር ነው የለበሱት እነዚህም የራሳቸውን ባህል የሚገልፅ እንቅስቃሴ

በዚህ ስእል ደግሞ በአይነቱ ለየት ያለ የቁጥቋጦ አይነት ይታያል ፊትለፊት፤ ከዛም ደግሞ ሃይቅ ላይ የሚንሳፈፉ መርከቦች አሉ። በርቀት ላይም የሚታይ በጣም ረጅም ተራራ አለ።

እዚህ ምስል ላይ የምናየው ከተራራማ የተነሳ ስዕል ይመስላል እና ከተራራው በታች ደግሞ ደመና ይታያል:: ይሄም የሚያሳየው ምን ያክል ተራራው ትልቅ እንደሆነ ነው ከሩቅ ደግሞ ብዙ ደመናዎች ይታያሉ ተራራዎች ይታያሉ::

በዚህ ምስላይ የምንመለከተው የመጽሐፍት የመጀመሪያ ገጽ ይመስላል ። ይህም በስብሀት ገብረእግዚአብሔር ይወትና ክህሎት ከሚለው መጽሀፍ ላይ ለሁለተኛ ጊዜ የታተመ መጽሐፍ ይመስላል ። በመጽሐፍት ገጹ ፊለፊት ገጽ ላይ አንድ ትልቅ ሰውዬ እናያለን ።

ምስሉ ላይ የምናዬው ሁለት የመኖርያ ቤት ይመስላል። አንደኛው በብሎኬት አንደኛው በቆርቆሮ ቢሰራም ሁለቱም ቤቶች እንደጎረቤት ጎን ለጎን እየኖሩ ይገኛሉ። ይሄም የሚያሳዬው የኢትዮጵያ ባህላቺን ተደጋግፎ የመኖር ባህላቺን የሚያሳይ ይመስለኛል።

የአስተማሪዎች ሚና ተማሪዎችን በማነሳሳት፣ በመምራትና ዕውቀት እንዲገብዩ በማድረግ የትምህርት ስኬትን ማረጋገጥ ነው።

ከዚህ ምስል ላይ ደግሞ በማጌጫ የተጊያጊያጠ በጌጥ ያጌጥ እናያለን። በላዩም ላይ ፊኛወች፤ ሳህኖች ፣ የሚያማምሩ ሳህኖች ፣ቅርጻ ቅርጾች እናያለን።

የጥበብ ትምህርትና ስልጠና ግለሰቦች የፈጠራ ችሎታቸውን እንዲያዳብሩና ለባህል ዕድገት አስተዋጽኦ እንዲያደርጉ ያበረታታል።

ከዚህ ምስል ላይ የሚገኘው የምግብ ቡፌ ይመስላል። ይህ ምግብ ቡፌ ከኢትዮጵያ ባህል ከተለያዩ አካባቢዎች የተቀለወጠ ይመስላል። ብዙ አይነት የምግብ አይንቶች እናያለን መሶቦች እናያለን። ምግብ ማንሻ ሳሮች እናያለን።

ይሄ የምናየው ምስል ከትልቅ ህንፃ ላይ የተነሳ ምስል ይመስላል ። አካባቢውም ወደ አዲስ አበባ ይመስላል። የመኪና እኝቅስቃሴዎች የሰዎች እንቅስቃሴዎች እናያለን በጣም ብዙ መኖሪያ ቤቶችና ህንፃዎችንም ማየት ይቻላል ከምስሉ።

የጽህፈት መሣሪያ ዕቃዎች በቢሮዎች፣ ትምህርት ቤቶች፣ ቤቶችና በሌሎችም የሥራና የትምህርት ቦታዎች አስፈላጊ ናቸው።

በዚህ ምስል ሴራሚክ ላይ ሀለት የአስር ሌትር የሚመስሉ ጀሪካኖች ፎቶ ተነስተው ይታያሉ። እነዚህም ጀሪካኖች በቀይ ቀለም ናቸው። ሁለቱም ክዳን አላቸው። እና ደሞ አንድ 20 ሌትር የሚመስል የዘይት ጀሪካም ይታያል በፎቶው ጥግ ላይ።

ቡና ቤቶች ለግል ስብሰባዎች፣ ለሥራ ውይይቶች ወይም ጸጥ ብሎ ለመሥራት ምቹ ሲሆኑ ምግብ ቤቶች ለቤተሰብ ምሳ/እራት ተስማሚ ናቸው።

ምስሉ የተነሳው አባይ ፏፏቴ አካባቢ ይመስላል። ጢስ አባይ የውሃውም መጠን ያለውም አካባቢ ሜዳማነቱን ስንመለከት አባይ ወንዝ አካባቢ ብለን መናገር እንችላለን። ሽጋጋማ የሆነን ደመናም እንመለከታለን።

በምስሉ ላይ የምንመለከተው ለልጆች መማርያ ሊሆን የሚችል የተዘጋጄ የአማርኛ ፊደላትንና ቃላቶችን የያዘ ምስል ነው። ይህንን በመጠቀም ልጆችን ማስተማር የምንችልበት የህፃናት ማስተማርያ ይመስላል።

በምስሉ ላይ የምንመለከተው በዶሮ ወጥ የተፈረፈረ ፍርፍር ይመስላል። ከላይ ሁለት እንቁላሎች ይታያል። ይህ ምግብ በነጭ ሳህን ሁኖ የተቀመጠ ነው ።በወጥ የተፈረፈረ ይመስላል። ዘይት የያዘ ነው

በምስሉ ላይ የምንመለከታት የባህል ልብስ እና ፀጉሯን ወደዛ ያደረገች እና መስቀል ባገቷ ያደረገችው አንዲት የሙዚቃ ባለሙያ ሴት ትመስላለች እሷም የሙዚቃ ስራዋን እያቀረበች ይመስላል።

ምስሉ ላይ የምንመለከተው ሐውልት በኢትዮጵያ ብቻ የሚገኘውን ጭላዳ ባቡንን እሱን የሚመስል የምስል አይነት ነው። ይህም የሚገኘው በአንድ የመናፈሻ ቦታ ይመስላል። ሶስት ስጦታ የሚመስሉ የጦር ዝርያዎች አሉ።

የተመጣጠነ ምግብ ጤናማ አኗኗር ለመምራት ወሳኝ ሲሆን የተለያዩ የምግብ አይነቶችን በአግባቡ መመገብን ያካትታል።

ይኼንኛው ደግሞ ገና ከዛፍ የተቆረጠ ፓፓያ ይመስላል። ፓፓዬ በኢትዮጵያ ውስጥ የሚኖሩ ዜጎች ብዙ ጊዜ የሚያዘወትሩት የፍራፍሬ አይነት ነው።

ምስሉ ላይ የምንመለከታት ሴትዮ ጸጉሯን ተሰርታ ጽጉሯን በሚያምር መንገድ ተሰርታ ይታያል። ጸጉሩም ሹሩባ ይመስላል። የሚያምር ነው።

ሁለት የመድሃኒት መሸጫ ሰራቶኞች በአንድ የመድሃኒት መሸጫ ቦታ ለአንድ ደንበኛ መድሃኒት እየሸጡ ይመስላል። እንዷን ደንበኛ አንዱ ሻጭ እያስተናገደቻት ደንበኛዋን እሱም ኮምፕዩተር ፊት ለፊቷ ይገኛል። ብዙ የመድሃኒት አይነቶችም በምስሉ ላይ ይገኛሉ።

ከምስሉ ላይ የምናየው ሌላ የኦርቶዶክስ ሃይማኖት ቤተ-ክርስቲያን ዉስጥ እየተካሄደ የሚገኝ የዝማሬ ስነ-ስርዓት ነው። አንድ ወጣት ከበሮ ይዞ ይታያል። ሌላኛው እየዘመረ ይመስላል። ሌሎችም ደግሞ አብረው በመንፈስ እያገለገሉ ይገኛሉ።

ይህ ብምስሉ ላይ የምንመለከተው ክራር ይመስላል በክርስትና ሀይማሮት የሚጠቀሙበት ነው። ክራሩ ላይ ደግሞ ብዙ ምስሎትች አሉት።

ከዚህ ላይ ደግሞ የምንመለከተው አማራ ክልል የተቀረጸ የተቀረጸ ይመስላል። ይህም በአማራ ቴሌቪዥን የተቀረጸ ይመስላል። ይህም የተቀረጸው የሚታየው ምስሉ በአማራ የዜና ሙዳይ ፕሮግራም ነው።

በምስሉ ላይ የምናየው ዲዛይን የሚያደርግ አካል ያወጣው ማስታወቂያ ይመስላል:: በላዩም ላይ እነሱን የምናገኝባቸው መንግዶች ተገልፀዋል እንደ ስልክ ቁጥር ምናምን ያሉ::

በዚህ ምስል ላይ ደግሞ የምንመለከተው ዘመናዊ የሆነ ቤት ይመስላል። ደረጃ ከግራ በኩል ደረጀ አናያለን። ከዚያም የተሰቀለ ፎቶ እናያለን ። ደግሞ ዋናው ፈሪንቸሩ የቤት እቃ በውስጥ መጠጫ፥ የሻይ መቅጃ እናያለን።

እዚህም ላይ የምንመለከተው የሀያት አክስዮን ማህበር የመለያቸው አርማ መገለጫቸው አርማ ነው። አርማውም ሶስት ጎጆ ቤቶችን በውስጡ የያዘ ነው። ከዛም በእንግሊዘኛ ቋንቋም ሀያት አክሲዮን ማህበር የሚል አለው።

ምስሉ ላይ ያለው የመፅሐፍ የፊት ለፊት ገፅ ይመስላል የመጽሐፉም ስም የማለዳ ድባብ ይላል፤ ፀሀፊው ተሰርዟል አይታይም። በመፅሐፍ ከቨሩ ላይ በኢትዮጵያ ኦርቶዶክስ ሀይማኖት የሚተገበር ስርአትን የያዘ ይመስላል ይህም ተራራ ላይ የተከናወነ ነው።

ምስሉ ላይ የምንመለከተው የወሎ ዩኒቨርስቲ አርማ ነው። መለያ ነው ።በማህላቸው የሙዚቃ መሳሪያዎች ከትምህርት ጋር የተገናኙ ፣የተለያዩ ኮምፒውተሮች እና ማይክሮስኮፖች ይታያሉ።

ከላይ የምናየው ለእርዳታ የተዘጋጁ እህሎች ተደርድረው ይመስላል። እና ደግሞ እርዳታ የሚቀበሉ ሰዎች ደግሞ እርዳታውን ለመቀበል እዛው ይገኛሉ ይመስላል። ይሄም እርዳታ የተፈጸመው በቀይ መስቀል ይመስላል።

በዚህ ምስል ላይ የምናየው ለሽያጭ የቀረቡ አገልግሎት ይመስላሉ። እነዚህም አገልግሎት ታስረው ተንጠልጥለው እናያለን።

እንደገና ከዚህ ምስል ላይ የምንመለከተው የኦርቶዶክስ ህይማኖት ስርዓት ወይም ባህል አከባበር ይመስላል። ይህም ምስሉ የተነሳው ከፍተኛ ቦታ በመሆን ነው። ምክንያቱ ምስሉም የተነሳው ባህር ዳር ከተማ ውስጥ ይመስላል። ምክንያቱም በርቀት ሀይቅ እናያለን።

ይሄ ምስል ደሞ መኖርያ አካባቢን ሊያሳይ ይመስላል ከመኖርያ አካባቢው ጎንም ደሞ አስፓልት አለ። ከዛ ማዶ ደሞ ሌላ መኖርያ አካባቢ ያለ ይመስላል ብዙ የሚንቀሳቀሱ ሰዎች ይታያሉ። ፊት ለፊት በምናዬው መኖርያ አካባቢ ደሞ ባጃጆች ይታያሉ።

የነዳጅ ዋጋ የመጓጓዣ ወጪ ላይ ተጽዕኖ ያሳድራል። አማራጭ የኃይል ምንጮች ዘላቂነት ላለው መጓጓዣ አስፈላጊ ናቸው።

ይህ ደሞ ሶስት የቆሎ ተማሪዎች መጽሓፍ ቅዱሳቸውን ይዘው እያነበቡ ይመስላል። ሁሉም ከብርድ ሊከላከልላቸው የሚችለውን ልብስ ከበላያቸው ለብሰዋል።

ምስሉ ላም የምንመለከተው የፋሽን ዝግጅት ይመስላል። እና ፊት ለፊት የምናያት ሴትዮ እንደለበሰችው የባህላዊና የዘመናዊ አለባበስ ስርአትን አብሮ የያዘ ይመስላል የአለባበስ ስርአቷ እና ሰዎችም እየተመለከቱ ነው ስለዚህ ይሄ የፋሽን ዝግጅት ነው።

እዚህ ምስል ላይ የምናዬው አንዲት ሴት ወጣትና አንድ ወንድ ወጣት የአውሮፕላን ጎማ የሚበርበት ጎማ ጥገና አገልግሎት ላይ እያሉ ይመስላል እነዚህም ወጣቶች የአውሮፕላን መካኒኮች ይመስላሉ።

የተሻሻለ መሰረተ ልማት የንግድ እንቅስቃሴን በማቀላጠፍና የኢኮኖሚ እድገትን በማፋጠን ወሳኝ ሚና ይጫወታል።

በምስሉ ላይ የምንመለከተው በእጅ ስፌት የተሰፉ የሞሰብ አይነቶች ሊሆኑ ይችላሉ። የእንጀራ ማስቀመጫነት የእቃ ማስቀመጫነት የምንጠቀምባቸው ብዙ የእጅ ስፌት የእጅ ጥበቦች ይገኛሉ። እነዚህ ጥበቦች በጎብኝወች እየተጎበኙ ያሉ ይመስላሉ።

ምስል ላይ የሚታዩት የሙስሊም አመራሮችና የሙስሊም ሀይማኖት አመራር ና የሙስሊም ሀይማኖት ተከታዮች በአንድ የመሰብሰቢያ ቦታ ተሰብስበው ንግግር እያደረጉ ይመስላል።

እዚህ ላይ የምንመለከተዉ አንዱ የኢትዮጵያ የእግር ኳስ ቡድን ነው ስለ ስፖርት ስናወራ በኢትዮጵያ ከሚገኙ ከምናውቃቸው የእግር ኳስ ቡድኖች አንድ ነው።

የምንመለከተው ጠላ የሚመስል ጠጅ ወይም ጠላ የሚመስል የመጠጥ አይነት ነው። ይሄም መጠጥ በሁለት ብርጭቆ እና በአንድ ጣሳ ቀርቦ ይገኛል በምስሉ ላይ እንደምናየው።

ምስሉ ላይ የምናየው ማታ አካባቢ የተነሳ የእንግዳ ማረፊያ ይመስላል። ይህ የእንግዳ ማረፊያ አጥር የላቸውም፣ በሮችም ክፍት ናቸው፣ ጥበቃ ፊት ለፊት አለ። የመንገድ መብራትም በፎቶው ገብቶ ይታያል።

ምስሉ ላይ የምንመለከተው ፋሽን ላይ ያጠነጠነ የፋሽን ትርኢት ይመስላል። በምስሉ ላይ ሁለት አንድ ሴትና አንድ ወንድ የልብስ ፋሽናቸውን እያሳዩ ይመስላል።

አረንጓዴ ወይም ያልበሰለ አቮካዶ ይመስላል። ይህም አቮካዶ ገና ከዛፍ እንደተቆረጠ ተሰብስቦ የተነሳ ምስል ይመስላል። ኢትዮጵያ ኤክስፖርት ከምታደርጋቸው ትልቁን ድርሻ አንዱ አቮካዶ ነው።

ምስሉ ላይ የምንመለከተው የኮሮና ቫይረስ መከላከያ መሳሪያ የሰራ ልጅ ንው። ልጁም የሚገኘው ትምህርት ቤት አካባቢ ነው ።

በምስሉ ላይ የምናየው ወንድና ሴት ወጣቶች የሙዚቃ ወይም የጥበብ ወይም የባህል ውዝዋዜያቸውን እያሳዩ ይህም የተነሳው በሰፊ ሜዳ ላይ እነዚህ ወጣቶች ሴትና ወንድ ወጣቶች ውዝዋዜ እያረጉ ነው።

እዚህ ምስል ላይ የምናየው እግር ወይም እጅ በሸንበቆ፣ በጣውላ፣ በገመድ ታስሮ ተደግፎ ይመስላል፤ ይህም የሆነበት ምክንያትእግሩ ወይም እጁ ተሰብሮ በመሰበር ምክንያት ወይም በወለምት ምክንያት የታሰረ ይመስላል።

ምስሉ ላይ የምንመለከተው አንድ የቤት መኪና በትራፊክና ወጣት ፈቃደኞች መንገድ ዳር ቆሞ የመኪናው ታልጋ እየተፈታበት ይመስላል ጥፋት አጥፍቶ።

ምስሉ ላይ የምናዬው ከመጠጥ ካስካል ከሚባል የመጥጥ አይነቶች የሚመደብ የመጠጥ አይነት ነው። ይህም መጠጥ አረቂ ይመስላል ታሽጎ የሚሸጥ አረቂ በብዛትም ይታያል።

ምስሉ ላይ የምንመለከተው የጤፍ ማሳ በሁለት ወጣት ሰዎች እና በአንድ ሴት እናት አረም እየተነቀለለት ሲሆን ይህም የጤፍ ማሳ በጣም ትልቅ ቦታን ያካለለ ይመስላል።

ሙዚቃ የፈጠራ ችሎታን የሚያበረታታና አዳዲስ ሀሳቦች እንዲፈጠሩ የሚያነሳሳ ጥበባዊ እንቅስቃሴ በመሆን ለግል እድገት አስተዋፅኦ ያደርጋል።

በዚህ ምስል ደግሞ አባይ ወንዝ ይመስላል ወንዙ። ፏፏቴውንም ስናይ ወንዙ እየወረደ ይመስላል ከከፍታ ቦታ ወደ ዝቅተኛ ቦታ ይህም ፏፏቴ ሰርቷል። የሚገርም እይታ የሳያል።

ይህ ምስል ደሞ የሆቴል ወይም የመንግስት ቢሮ መግቢያ ይመስላል። በዚህም በርላይ ደሞ ብረቶችን ይዘን መግባት አለመግባታችን የምናውቅበት አንድ ማሽን ይታያል። ከጎኑም አንድ የጥበቃ ስራተኛ ይታያል።

የጉዞ እቅድ አስቀድሞ ሊዘጋጅ ይችላል። ቱሪዝም የመስተንግዶ ኢንዱስትሪን ያካትታል። የስደት ውሳኔ ብዙውን ጊዜ ድንገተኛና አስቸጋሪ ነው።

ይህ ምስል ደግሞ ህፃናት ልጆች በህፃናት መዋያ በ ህፃናት መቆያ ቦታ ተሰብስበው እየተጫወቱ ይመስላል ። ቆሞ ደግሞ መምህራኖቻቸው ወይም የህጻናት ማቆያው ባለሙያዎች የምናይ አለ ።የመጫወቻ አይነቶችንም እናያለን ።

እዚህ ላይ የምናዬው የማስታወቂያ ምስል ነው። ይህም ማስታወቂያ ፐርፕል ጁስ የሚል በአማርኛና በእንግሊዘኛ ቋንቋ የተፃፈነው በምስሉ ላይም እንደምናይው የብርቱካን ጁስ የያዘ እናያለን። እና ስልክ ቁጥራቸውንም እናያለን።

ስነ ህንጻ የውበትንና የተግባራዊነትን ሚዛን በመጠበቅ ለተጠቃሚዎች ደስታን የሚፈጥሩ ልዩ የሆኑ የቦታ አደረጃጀቶችን ያቀርባል፤ ግንባታ ደግሞ እነዚህን ራዕዮች እውን ያደርጋል።

በዚህ ምስል የሚታዬው በአስፓልት የተሰራ መንገድ ነው። በግራና በቀኝ ደሞ በጣም አረጓዴ የሆነ የጫካ ዛፍ ይታያል። እና በጣም የለመለመ ቦታ ነው። ሰማዩ ላይም ጭጋጋም የሚመስል ደመና አይነት ይታያል።

ምስሉ ላይ የምንመለከተዉ በባህላዊ የቤት እቃዎች መካከል አንዱ የሆነዉ የምግብ አገልግል ነዉ። ከጎንም የተለያዩ መጠጫዎች፣ መቅጃዎች እንዲሁ መመገቢያ እቃዎችን ማየት ይቻላል።

ምስሉ ላይ የምንመለከተው አርማ የኢትዮጵያ ፌዴራል ፖሊስ ዋና አርማቸው ነው። ይህም አርማ ከመሀል ኮከብ ከላይ ደግሞ ሚዛን የሚመስል ነገር አለው። ይህም አርማ በአማርኛ እና በእንግሊዝኛ የተጻፉ ቃላቶችን የያዘው አርማ ነው።

በዚህ ምስል ላይ አንዲት የጤና ባለሙያ ለአንድ ታካሚ መሰረታዊ የምንላቸው የጤና አገልግሎቶቾ የአይን ሆክምና እያረገችላት ይመስላል። እና ይችም የጤና ባለሙያ ማስሷን በማድረግመ፣ ጓንት በማድረግ የህክምና አገልግሎት እየሰጠች ነው።

የምንመለከተው ምስል የመፅሐፍ የመጀመርያው ገፅ ይመስላል። ይህም መፅሀፍ የይሁዳ ድልድይና ሌሎች ሀሳቦችን የሚይዝ መፅሀፍ ነው። በህዳር 2007 ዓ.ም የወጣ መፅሐፍ ይመስላል። ይሄም መፅሀፍ ፊት ለፊቱ ላይ አንገት ሰው እራሱን የሚያጠፋበት ገመድና ገንዘብ ይታያል።

ይህ እንደምንመለከተው የባህል ጥበብን የሚያሳይ የባህላዊ ምስል ነው። ጠሀይቱንና ሚኒሊክን የሚመስል ምስል እያያለን ከጎናቸውም አንበሳ አለ። ይሄም ምስል የሚሰራው በጥቁርና በነጭ መሳያ ከለሮችን በመጠቀም ነው።

በዚህ ምስል ላይ ደግሞ የምንመለከተው ብዙ ዶሮዎች ሊያረባ የሚችል የዶሮ እርባታ ማርቢያ ቤት ይመስላል በዉስጡም ብዙ ዶሮዎች እናያለን። ዶሮዎችህ ሲበሉ እና ሲጠጡም በምስሉ ላይ ይታያል።

በዚህ ምስል ላይ የምናየው ሙስሊም ሃይማኖት ወገኖቻችን ተሰብስበው ስግደት ወይም ደግሞ የሀይማኖት ስርአትታቸውን እየፈጸሙ ይመስላል። ብዙ የእስልምና ተከታዮች በሜዳው ዙሪያ ላይ ይታያሉ።

በምስሉ ላይ የምንመለከተው በኢትዮ ቴሌኮም እና በኢትዮጵያ ብሔራዊ ሎተሪ አገልግሎት በጣም የተዘጋጀ የሎተሪ አገልግሎት ይመስላል። ይህም የሎተሪ አገልግሎት አድማስ ሎተሪ ዲጂታል ሎተሪ ነው። ይሄም ለ 22ኛ ጊዜ የተዘጋጀ ነው። ሚሊየነር ሁኑ የሚል አለ።

እዚህ ምስል ላይ የምንመለከተው የባቄላ የሚበቅልበት እምናገኝበት እርሻ ገና ሳይበስል ወይም ሳይሰበሰብ የተነሳ ፎቶ ይመስላል።

እዚህ ምስል ላይ የምናዬው የአዲስ አበባ ከተማ አስተዳደር ገቢዎች ባለስልጣን አርማ ነው። ከጥንት ጀምሮ ከብዙ ጊዚያት ጀምሮ የሚታወቅበት የአርማ የሚገለጥበት ምስላቸው ነው።

ምስሉ ላይ የምንመለከተው የቱሪስት መስህቦች ይመስላል ባህር ዳር የሚገኘው ጣና ሀይቅ ሊሆን ይችላል ።ሌላም በኢትዮጵያ የሚገኝ ቦታ ሊሆን ይችላል ።እንደምንመለከተው ቤተ ክርስቲያን እናያለን ፣መርከቦች ደግሞ ከውሀው ላይ የተሰራ ቦታ ላይ እናያለን።

ምስሉ ላይ የምንመለከተው በኢትዮጵያ በገጠር ክፍል ሊወክልልን የሚችል ፎቶ ነው። አባወራ እማወራ ልጆች እናያለን ጎረቤቶች ወይም አክስትና እህቶች ይመስላሉ ከጎን።

እዚህ ምስል ላይ የምንመለከተው ለምግብ ማብሰያነት የምንጠቀምበት በነዳጅ የሚሰራ ምግብ ማብሰያ እምድጃ ነው። ይሄ ምግብ ማብሰያ ከታች ባሉ መቆጣጠርያ መቆጣጠር እንችላለን። ዳቦ መጋገር ደሞ ስንፈልግ ከታች ባለው አካል የምድጃው ውስጥ አስገብተን መጋገር እንችላለን።

በዚህ ምስል ላይ የምናየው ሀበሻ ባስ የሚል ጽሑፍ የተጻፈበት ዘመናዊ ባስ ነው። ይህም ምስል በምስል ማቀነባበሪያ የተቀናበረ ቢመስልም አስፋልት መንገድ ላይ ባሱ እየሄደ ይመስላል።

በዚህ ምስል ላይ የምንመለከተው ጋሜ የሚባል ጸጉር አቆራረጥ ይመስላል። እና ይህም ጸጉር አቆራረጥ የጭንቅላታችን ዙሪያ ካታች ጀምሮ በዓላቶች አሉትኝ። እና ጸጉሮች በመተው ሌላውን መላጨት አይነት ይመስላል።

ምስሉ ላይ የምንመለከተው የሱፐር ማርኬት ምርቶች የሆነው አንዱ ታሽጎ የሚሸጥ ቆሎ ነው። በውስጡም ከቆሎ ውጭ ለውዝ ያለው እና ቆሎ የሚሸጡትም አልሳ የገብስ ቆሎ መሸጫ የሚባል ይመስላል።

በምስሉ የምንመለከታት ሴትዮ በኢትዮጵያ ባህልን የፋሽን ትርኢት ይመስላል። ይህም ትርኢት ለብዙ ሰዎች እየታየ ይመስላል።

ይሄ ምስል በአዲስ አበባ የሚገኘው የድሮው ዋና የንግድ ባንክ ቅርጫፍ ፊት ለፊት የተነሳ ምስል ይመስላል። እንደምናዬው የውሀ ኩሬ አለ። ሀውልት ይገኛል። ህንፃውም የሚያምር ነው።

እዚጋም የምናዬው በኦርቶዶክስ ሀይማኖት የሚዘወተር የባህል ስርአት ይመስላል ነጭ ለባብሰው የሀይማኖት ተከታዮች ቆመው ይታያሉ ከቤተክርስቲያን ፊት ለፊት።

ይህ የተነሳው ምስል በጎንደር የተነሳ ምስል ይመስላል። በምስሉ ላይም የኢትዮጵያ ባዲራ በኢትዮጵያ ባዲራ የተጠመጠመ ብዙ ባዲራዎችን እናያለን። በላዩ ላይም ደሞ ሀውልት ቆሞ ይታያል።

እዚህ መሰል ላይ ጎጆ ቤቶችን እናያለን። ጎጆ ቤቶችን ባለፈ ደግሞ የእህል ክምር ይታያል። ይህም እህል ክምር ተለቅ ተለቅም አነስ አነስም ያለ ይታያል። ከእህል ክምሩም ባለፈ ደግሞ እርሻ የሚመስል የታረሰ ቦታ የሚመስል ይታያል።

ምስሉ ላይ የምንመለከታት ሴት ፊቷን በማስዋቢያ በመጠቀም እያስዋበች ትገኛለች። አረንጓዴ ነገር ተጠቅማለች።

በምስሉ ላይ የምንመለከተው የመመገቢያ ሬስቶራንት ይመስላል ። ይህም ሬስቶራንት ወደ ዘመናዊነት እንትን የሚል ነው። እና ይሄም ሬስቶራንት ቡናና ምግብ ልንመገብበት ምንችልበት ቦታ ይመስላል።

ይህ ምስል አንድ ዘመናዊ በርን የያዘ ይመስላል ።ይህም ዘመናዊ በር ደግሞ የቤት በር ይመስላል ። ።የተሰራው ከኮንክሪት ከሚገጣጠም የቤት ኮንክሪት ይመስላል ።የሚያምር ቤትም ይመስላል ብኖርበት ደስ ይለኛል ።

እዚህ ምስል ላይ የምንመለከተው ተራራማ ቦታ የተነሳ ቤተክርስቲያንን ይመስላል። ከቤተክርስቲያኑ ባለፈ ከፊት ለፊት እንደመኖርያ ቤት የሚመስሉ ከበው የሚገኙ እንደ ክብ ሰርተው የሚገኙ ቤቶች አሉ። ያው እርሻና ሜዳዎች ይታያሉ።

እዚህ ላይ እንደምናዬው የኦርቶዶክስ ሀይማኖት ተከታዮች ሻማ በመያዝ በእጃቸው እያቃጠሉ ስርአት እየፈፀሙ ይመስላል ወጣት ወዶችና ሴቶች አብረው ይታያሉ።

በምስሉ ላይ የምንመለከተው ሰውዬ በእጁ ክራር ይዟል። ከትከሻው ላይም ጋቢ አድርጓል። ይህም የሚያሳየው የዚህ ሰውየ ማህበረሰብ ወደ አማራ ክልል እና ወደ ትግራይ ክልል የሚያቀና እንደሆነ ነው። እና አካባቢውም እንደምናየው ደረቅ ያለ ነው ስለዚህ ሰቆጣ ሊሆን ይችላል አካባቢው።

በምስሉ የምናየው የደቀቀ ቡናና ጥሬውን የተቆላ ቡና ከመፈጨቱ በፊት እናያለን። ያልተፈጩትን ቡናዎች ከተፈጩት እላዩ ላይ ተቀምጠዋል።

በምስሉ ላይ አንድ የውጭ ዜጋ ሴትዮ የኢትዮጵያዊ ተወላጆችን ልጆቻቸውን የወለዱ ወላድ እናቶችን ልጆቻቸውን p ክትባት እያረገችላቸው ይመስላል፡

በምስሉ ላይ የምንመለከተው አንድ የጥገና የስልኮችና የኤሌክትሮኒክስ ጥገና ባለሙያ ጥገና ላይ እንዳለ የተነሳው ምስል ይመስላል። ወጣቱም ስራውን እየሰራ ይገኛል ብዙ ለሽያጭ የቀረቡ እቃዎች ይታያሉ።